ፍላት እና ስማርት ቴሌቭዥን ምስሉ ላይ ተመልክቷል ከጠረጴዛው ላይ መስታወት ያለው ጠረጴዛ ሲሆን እንዲሁም ሪሞቱ ከአጠገቡ አለ ገና እሽጉ ያልተፈታ ፍላት ቴሌቭዥን በቤታችሁ ላይ ፍላት ቴሌቭዥን ተጠቅማችሁ ታውቃላችሁ?

አንድ የሚያምር የተንጣለለ አዳራሽ ውስጥ የሚያማምሩ ቀያይ ወንበሮች እና እንዲሁም ጠረጴዛው ላይ ነጫጭ የጠረጴዛ አልባስ የተነጠፈባቸው ፤ የሚያምን ኮርኒሱ በመብራት ያሸበረቀና የሚያምር በጂብሰምና የተዘጋጀ ቤት ይመስላል። እንደዚህ አይነት ዝግጅቶች ለምን ለምን እንደዚህ አይነት ቤቶች ለምን ለምን ዝግጅት ይጠቀማሉ?

ይህ የመሰናክል ዝላይ ሩጫ ሲሆን አደገኛና ተወዳጅ የስፖርት ዓይነት ነው ሁለቱ ሯጮች በጣም የምንመለከት ሲሆን ይህም የስልጠና ስርዓት ላይ የሚመስል ነገር ነው። እነዚህ ተወዳዳሪዎች ማን እና ማን ይባላሉ?

ይህ የሚያምር የጫማ ዓይነት ነው ከቆዳ የሚሠራ ሲሆን ፤ በእጁ ይዞት እያስተዋወቀ እንመለከታለን። ይህ ጫማ በተለይ ለግንበኞች ለተለያዩ ወታደሮች ይላል ምክንያቱም ጠንካራ ስላለው ይህ ጫማ አይነት ሶሉ ከምን የሚሰራ ይመስላችኋል?

አንድ አርቲስት ባህላዊ ልብሶች ለብሳ እንዲሁም የባህላዊ ማጌጫዎችን አድርጋ እንመለከታለን ልጃገረዷ ወይም ሴትዮዋ ሹሩባ የተሰራች ሲሆን ከወደህዃላዋ ላይ ያለው ለቀቅ አድርጋ እንመለከታለን ይቺ አርቲስት ማን ትባላለች ስሟ?

ይህ በምስሉ ላይ የምንመለከተው የዓለም መሰል ወይም መገለጫ ሲሆን ይህም የአማራ ባንክ አርማ ሲሆን በጣም የሚያምርና ደስ የሚል ቃለምልልሱ ሰማያዊ ሲሆን አማራ ባንክ መቼ ነው የተመሠረተው?

ይህ የመጽሐፍ ከቨር ሲሆን ፍቅር እስከ መቃብር መፅሀፍ ነው። ፍቅር እስከ መቃብር በሀገራችን ከሚገኙ ረጅም ልቦለድ መጽሐፎች አንዱ ነው። ይህም በሀገራችን የልብ ወለድ ታሪክ ውስጥ በጣም ግንባር ቀደም የሚሰጠው መጽሐፍ ነው። መጽሐፍ የተጻፉ በማን ነው? የደራሲውን ስም ጥቀሰ?

ሁለት ሴቶች የፋሽን ልብሳቸውን ለብሰው የፋሽን ውድድር ዝግጅት ላይ ቆም ብለው እንመለከታለን። አንዷ ረጅም ጸጉር ያላትና መነፅር የለበሰች ጠቆር ያለች ስትሆን፤ አንዷ ደሞ ቀይ ነች እጇን በኪሷ አርጋ እንመለከታለን። እናንተ በፋሽን ውድድር ላይ በፋሽን ሾው ውድድር ላይ ተወዳድረው ታውቃላችሁ?

ሚታ ቢራ፤ ማታ ቢራ በሀገራችን ከሚገኙ የቢራ አይነቶች አንዱ ሲሆን ታዋቂ እና ጥንታዊ ቢራ ነዉ። ቢራው በብርጭቆ ተቀድቶ እና እንዲሁም በጠርሙሱ ጠረቤዛ ላይ ቁጭ ብሎ እንመለከታለን። የሜታ ቢራ ፋብሪካ የት ሀገር እኝደሆነ ያዉቃሉ?

አንዲት ልጃገረድ ሹሩባ ተሰርታ በጣም አምሮባት እንመለከታለን። ከታች ቀይ ቀሚስ ያደረገች ሲሆን እይታዋም በጣም የሚያምር ነው። ጀሮ ጌጥም አድርጋለች ይህ የፀጉር ስሬት በየት አካባቢ ይዘወተራል?

ይህ በምስሉ ላይ የምንመለከተው ሮቶ ይባላል። ይህም ሮቶ ለተለያዩ እቃዎች ለማስቀመጥ የሚያገለግል ሲሆን እናንተ ይህን ሮቶ ለምን ለምን ማስቀመጫነት ትጠቀሙታላችሁ?

ምስሉ ላይ አንድ የአህያ ጋሪ ገለባ ወይም መኖ የከብት መኖ ጭኖ እየተጓዘ እናያለን ወይም ለመጓዝ ዝግጅት እያደረገን እንመለከታለን ገጠራማ አካባቢ እንደሆነ ከምስሉ እንመለከታለን። እናንተ በጋሪ ተጉዛችሁ ታውቃላችሁ?

ይህ የኢትዮጵያ አትሌቲክስ ውድድር ሲሆን ይህም አትሌት ማርታ የሦስት ሺ ክብረወሰን በመስበር አሸነፈች የሚል ዜና ተቀምጧል። ሯጮቹም አንደኛ፣ ሁለተኛ፣ ሶስተኛ ሆነው እንደወጡ የሚያሳይ ምልክት ነው። ይህ ውድድር የተካሄደው የት ሃገር ነበር?

ይህ የውሃ ጉድጓድ ምረቃ የሚያሳይ ምስል ነው። የተለያዩ ባለሥልጣናት የውሃ ጉድጓድ እያስመረቁ የሚያሳይ ምስል ነው። እንግዲህ በዚች የውሃ ጉድጓድ በርካታ ገንዘብን መዝብረውባታል በተለባ ሀገራችን ሙስና የተሰራፋ ሲሆን በእንደዚ ዓይነት ፕሮጀክቶች ላይ ከፍተኛ የሆነ ገንዘብን በማጭበርበር ላይ የሚታወቅ ነው። እናንተ በእንደዚህ ዓይነት ውሃ ተጠቅማችት አቃላች በአካባቢያችሁ?

ምስሉ ላይ የምንመለከተው የፋሽን ሾው ውድድር ላይ የተለያዩ ሴቶች የይራሳቸውን የሆነ ፋሽን ይዘው ለውድድር እየተዘጋጁ የሚያሳይ ምስል ነው። በሀገራችን በርካታ ቦታዎች ላይ የፋሽን ሾው ይካሄዳል። በዚህ ፋሽን ሸው ላይ ተሳትፋችሁ ታውቃላችሁ?

መስሉ ላይ እንደሚታየው የተለያዩ እንሰሳት ከዘፉ ላይ ቁጭ ቁጭ ብለው ስንመለከት ከስርም የሚያምር አበባ ጽግር የዳ አበባይኝ መስል አበባላ ሕጽዋቱን በጣም የሚያምር እና ውበት ያለው እጽዋት ነው። እዚህ በሕጽዋቱ ላይ የተንጠለጠሉት እንሰሳት ምን በመባል ይታወቃሉ?

አንዲት ሴት ወይም ሕፃን ነገር ፊቷዋን ወደ ዛዙራ ፀጉር ዋኢት የተኮሰ ጸጉር ጸውራን እያሳየች ነው በጣም የሚያምር ጸጉር ነው በጣም ደስ የሜል ጸቡር ነው ዘመናዊ ቤት ላይም ያለች ይመስላል ይህ ዓይነት የጸጉር ተኮሳ ጸጉርን ይገዳል ወይስ ጸጉርን ተፈጥሮዎን ያስጠብቃል፡፡

የተለያዬ ከለር ያላቸው ፎጣዎች ነጠላዎች እንዲሁም የተለያዩ ሻርፖችን ተንጠልት ለው እንመለከታለን ይህ የተለያየ ከለር ያላቸው ፎጣዎች በተለይም በጎጃም አካባቢ የተለመደየ አለባበስ ዓይነት ነው። እነዚህ የፎጣ ዓይነቶች ለምን ለምንየባዓል አገልግሎት ሊለበሶ ይችላሉ?

በምስሉ ላይ እንደመንመለከተው አንዲት እናት በድንች ማሳ ውስጥ ቁማ የድንች ፍሬዎችን እያሳየች እንመለከታለን። ከድንች ማሳው ጀርባ በየተለያዩ ባህርዛፍ ቁመው እንመለከታለን። ድንቹም አበቦ እንመለከታለን ድንች ለምን ለምን አገልግሎት ይውላል?

ምስል ላይ እንደምንመለከተው ኢትዮጵያ ተዋዶ ቤተክርስቲያን የቤተክርስቲያን ንትን መገልገያ ቤተክርስቲያን ህንፃ ነው ይህም እንፃ እንደምናቀው የቅድስት ማህሪያን ቤተክርስቲያን ይመስላል። ይህ ቤተክርስቲያን እየተ አካባቢ እንደሚገኝት አቃላችሁ

ቤተሰብ እንግድህ ማህበረሰብ እና ቤተሰብ ይላል ከማህበረሰብ ውስጥ ደው ቤተሰብ አንደኛው መዋከር ነው፡፡ አነስተኛው ዝቅተኛውን ሉማመቅር ነው፡፡ በርካታ ልጆች ና ናትባቶች የሆነ ዝግጅት ላይ የሆነ አዳራሽ ላይ ቁመውን መለከታል መሕበራዊ ህይወት ውስጥ እናንተየቤተሰብ አባል መስርታችሃል፡፡

ከፍላት ቴሌቤዥኖ ስክሬኑ ላይ አንትንጣለለ ውሃ እና እንዲውም ከመሃል ላይ ተራራ የሚመስል ኮረብታ እንመለክታለን ከማዶ ላይ ደግሞ ሰማዩ ቀይ እና ሰማያው ይሆኖ እንመለገዳለን ይህ ስማርት ወይም ፍላት ቴሌቤዥን ዋጋው ስንት እንደሆነ ያውቃሉ?

ሕፃናት የቧንቧ ውሃ ላይ እኋ የቀዱ እየጠቱ የሚያሳየ ምስል ነው በጣም የሚያምር እና ደስ የሚል እንትናለው እናንተ በአካባቢዎችው እንደዛይነት ቧንቧ ላይ ታጥባችሁ ጠጥታችሁ ታቃላችሁ፡፡

በምስሎ ላይ አንድ አትሌት በውድድር ሜዳ ላይ የኢትዮጵያን ባንዲራ ስንደቃላማ ወገቧ በእጆቹ ወጥራ ይዛ ውድድሩ እንዳሸነፈች የሚያሳይ ምልክት እናያለን ከምስሉ ላይ ወይ ከልብሷ ላይ እንደምናው ጥሩነሽ ደፋር እንደሆነች የሚያመላክት ሲሆን ይህ የውድድር ሜዳ ምን ላይ እንደሆነ ታቃላችሁ?